ምስሉ ላይ የምንመለከተው ኳስ ፣ የተለያዩ የስፖርት እቃዎች ፣ ጫማወች እና ቦርሳዎች ፣ የሚሸጥበት የእቃ ማከማቻ ነው ::

በምስሉ ላይ የምንመለከተው የመዋቢያ ወይም የዉበት መጠበቂያ የሆኑ ቀለም፣ በተፈጥሮ የተዘጋጁ የፊት ላይ የሚደረጉ ነገሮችን የተቀባች ሴት።

በምስሉ ላይ የምንመለከተው ቴዲ አፍሮ የኢትዮጵያ መዚቃ አቀንቃኝ፣ አረንጓዴ ወንበር ላይ እግሩን ሰቅሎ ተቀምጦ፣ እየሳቀ ይታያል።

በምስሉ ላይ የምንመለከተው የሚስል ሰው ሲሆን፤ ብረቶችን እያቀለጠ እና እየጠፈጠፈ የተለያዩ አገልግሎት ላይ እንዲውሉ የሚያደርግ ሰው እየሰራ ነው የሚታየው።

ምስሉ ላይ የምንመለከተዉ መምህር ተማሪዎችን እያስተማረ ነዉ። ተማሪዎች የሚመስሉት ገና የአንደኛ ደረጃ ወይም የሁለተኛ ደረጃ ተማሪዎች ነዉ። መምህሩ ስለሚያስተምረዉ ትምህርት እየገለፀ ነዉ የሚታየዉ እና ተማሪዎች ደግሞ በንቃት እየተከታተሉ እሚፅፉትንም እየፃፉ እየተከታተሉ ነዉ።

ምስሉ ላይ የምንመለከተዉ የወፍ ምስል ነዉ። እና ያዉ ወፍ እንደምናዉቀዉ በራሪ እንስሳ ነዉ። እና ወፏ ጥቁር ቀለም ያላት እና ነጭ የተቀላቀለባት ቡኒም ከለር ያላት ወፍ ናት ማለት ነዉ።

በምስሉ ላይ የምንመለከተው መምህር የተማሪዋን ውጤት እየሰጠ እና ደግሞ እየተናገረ ነገር ሲሆን ፤ ብቻ ተማሪዋ ቁማለች አስተማሪው ደግሞ ተቀምጧል ።

በምስሉ ላይ የምንመለከተው ምርጥ የኢትዮጵያ እርጎ እና ትኩስ እንጀራ በበርበሬ ተደርጎ ሲሆን ይኸውም ለመብላት የሚያስጎመጅ የኢትዮጵያ ምግብ ነው።

ምስሉ ላይ የምንመለከተዉ ጠላ ይባላል። የኢትዮጵያዉያን ባህላዊ መጠጥ ነዉ። ጥቁር ነዉ አንዳንዴ ሌላ ከለር ይይዛል። ብቻ የኢትዮጵያ መጠጥ ነዉ።

ምስሉ ላይ የምንመለከተው ጸጉሯን በቀጫጭን አድርጋ የተሰራች ሴት ናት እና ከኋላ ፈርዛዋለች ጸጉሯን። ራያ አካባቢ ያሉ ሴቶች የሚሰሩት አሰራር ነው አይነቱ።

ምስሉ ላይ የምንመለከተው እሾህ ነገር ያለው ዛፍ ሆኖ ውስጥ ላይ ባቄላ ነገር አለ። አረንጓዴ ቅጠል ያለው፣ አበባ ያለው ዛፍ ነው ያለው።

ምስሉ ላይ የምናየው ቢጫ አበባ እስከ ዘርፉ ላይ እንዳለ ሳይቆረጥ አረንጓዴ ቅጠል የሆነ አበባ እንመለከታለን ማለት ነው።

ምስሉ ላይ የምንመለከተው ፈረሱ መሬት እየጋጠ ወይም የግጦሽ መሬት ላይ እየጋጠ ይታያል ከኃላ ተራራ ይታያል ደንም አለው።

ምስሉ ላይ የምመለከተው የምርጫ ስነ ስርዓት የሚያከሂዱ ሰዎች ናቸዉ። እንድምናየው ሀሳባቸውን በወረቀት ጽፈው የሚመረጡትን ፓርቲ በወረቀት ላይ ጽፈው እያስገቡ እና እነዚህ ደግሞ ተማሪዎች የምስሉኛል። ብቻ ክ18 በላይ የሆኑት

በምስሉ ላይ የምንመልከታቸው ሰዎች ጭስ አስለቃሽ ጭስ እንዲሁም ሌላ በካኝ ጋዝ ሲለቀቅ መከላከያ ያላቸውን የኢትዮጵያ ዜጎች ናቸው ።እና ለድህነት ጊዜ የሚጠሩ የስለጠኑ ሰዎች ናቸው። እና የኢትዮጵያ ውስጥ ያገለግላሉ።

በምስሉ ላይ የምንመለከተው የማድንጎ አፈወርቅ የኢትዮጵያ ሙዚቃ አቀንቃኝ የሆነ ህይወቱን በቅርቡ ያለፈው ነጭ ቲሸርት እና ሱፍ ለብሶ እየሳቀ ያለ ፎቶ ነው::

ምስሉ ላይ የምንመለከተው የሚቆፍሩ ሰዎች፣ የሚኮተኩቱ ሰዎች ፣ አትክልት የሚተክሉ ሰዎች ይታያሉ። ወደ ላይ ተራራ አለ ከዛ ብዙ ሰዎች እነደዛ አትክልት እየተከሉ ይታያል። ዛፍም አለ።

ምስሉ ላይ የምንመለከተው ተከታታይ ባሶች ተደርድረው ሰማያዊ፣ አረንጓዴ ቀለም ያላቸውን ባሶች እንመለከታለን። በአካባቢው ደግሞ ዛፍ እንዳለ ማየት እንችላለን ማለት ነው።

ምስሉ ላይ የምንመለከተው የኢትዮጵያን ገበሬ ነው። እና ከዘራውን ጫንቃው ላይ አድርጎ እየተራመደ ያለ ገበሬ ነው።

ምስሉ ላይ ምንመለከተው ግራፊክስ እና ህትመት የሚል የዩኒክ ኢትዮጵያ የሚባል የድርጅት ወይም ሰው ማስታወቂ የሚሰራበት ነገሮች ዝርዝር ተቀምጧል ማለት ነው

ምስሉ ምንመለከተው ፀሐይ የጠለቀች ወይም እየውጣች ያለው ምልክት ነው። እና የዉሃ አካል እንመለከታለን በሣር አካባቢው ወደዛ ደሴት ነገር ማየት እንችላለን ከሩቅ ማለት ነው። አጠቃለይ አከባቢ ነው።

ሕገ መንግሥት የአንድን ሀገር መሠረታዊ የሕግ ማዕቀፍ የሚያሳይ ሲሆን የመንግሥትን ሥልጣን ይገድባል እንዲሁም የዜጎችን መብት ያስከብራል።

ምስሉ ላይ የምንመለከተው መዝናኛ መናፈሻ ቦታ ነው። ጫካ እንትን አለው። ውሃም አለው። ለመናፈስ ጥሩ ነው።

ምስሉ ላይ የምንመለከተው ማጥፊያ ይባላል። አረንጓዴ ቀለም አለው ቀይ ቀለም አለው። እና ነጭም ቀለም አለው መጥፊያው እና እርሳስ ለማጥፋት ይጠቅማል ማለት ነው። ስንሳሳት ለማጥፋት ይጠቅማል።

ምስሉ ላይ የምንመለከተው የአድስ አበባ ከተማ አስተዳደር ገቢዎች ባለስልጣን የሚል አርማ በሶስት ቀስቶች እና ሁለት እርግቦች ይታያሉ።

ምስሉ ላይ የምንመለከተው በገጠር አካባቢ ያሉ ሰዎች አንድ ላይ ተገናኝተው ሀዘን ሲያጋጥማቸው ወይም ደስታ ሲያጋጥማቸው ቁጭ ብለው የሚያከብሩበት ነው። ድንኳን ያደርጋሉ፣ ጨፌያቸውን ይጎዘጉዛሉ ከዛ ይመገባሉ፣ አብረው ይውላሉ።

ምስሉ ላይ የምንመለከተው ሰማያዊ ከላይ አለው። የእቃ መጫኛ መኪና ስብስቦች ናቸዉ። የተለያዩ እቃዎች ለማጓጓዝ ይጠቅማል።

በምስሉ ላይ የምንመለከተው ካህናት በሆሳእና ጊዜ ታቦቱ ወጦ ወይም መስቀሉ ወጦ ዘንባባቸውን ይዘው፣ ዝቅ ብለው፣ እያሸበሸቡ የሚያከብሩበት በዓል ነው።

ምስሉ ላይ እንደምናዬው ካህናት ቆመው ወረብ ለማቅረብ ያሬዳዊ ዝማሬ ለማቅረብ ቁመው ይታያል። ከኋላ መስቀል ይታያል። ከዛ ድኳን ነገር

በምስሉ ላይ የምንመለከተው የደረቀ ትልቅ ዛፍ እና ትንሽ ቅጠል አለው አልደረቀም ሙሉ በሙሉ ሜዳ በረሃ የሆነ ሜዳ እና ዛፎች።

በምለስሉ ላይ የምንመለሰተው በገመድ የተያዘ ሰዎችን በቀላሉ ወደ ላይ አንስቶ ከሚፈልጉበት ቦታ የሚያስቀምጣቸው ነው። በውጮች ሀገር አብዛኛውን ጊዜ ይጠቀሙታል ለረጃጅም ህንፃዎች ላይ የሚገጠም መጓጓዣ መንገድ ነው።

ስእሉ ላይ የምንመለከተው የኢትዮጵያ ኦርቶዶክስ እምነት ተከታዮች አረጓዴ ቢጫ ቀይ ለብሰው የመስቀልን በአል ለማክበር ተሰብስበው ያለውን ነገር ነው የምንመለከተው።

የቤት ዕቃዎች ለመኖርያ ቤቶች ምቾትና ተግባራዊነት የሚውሉ እንደ ሶፋ፣ አልጋና ጠረጴዛ ያሉ ቁሳቁሶች ሲሆኑ የቢሮ ዕቃዎች ለሥራ ምቹ ሁኔታ ይፈጥራሉ።

ምስሉ ላይ የምንመለከተው የአናናስ ሻይ አናናስ ተከትፎ፣ አናናስ ሳይከተፍ እና ቅጠል ተደርጎበት ሻዩ ላይ።

ምስሉ ላይ የምንመለከተው እሩዝ፣ ድንች ፣ ካሮት እንዲሁም የተለያዩ ቅጠላቅጠላት አንድ ላይ ሁነው ስጋም ሊኖረው ይችላል አንድ ላይ ተቀላቅለው ነው የሚሰራው። እና አንድ ላይ አድርገን ስንመገበው ለጤና አሪፍ ነው።

ምስሉ ላይ የምንመለከተው የአዲስ አበባ ምክር ቤት አስቸኳይ ስብሰባ የሚል አዳነች አቤቤ ምታቀርበው ዜና እየቀረበ ነው ምንመለከተው ማለት ነው ።

ምስሉ ላይ የምንመለከተው የሚቆፍሩ ሰዎች አረንጓዴ አሻራ መትከል ብለው የሚያስቡ ሰዎች ናቸው። እና ተባብረው አንድ ላይ ለማልማት እየሞከሩ ነው ያሉት ማለት ነው። እና ዜና እየቀረበ ነው ያለው።

በምስሉ የምንመለከተው የባህርዳር ዩኒቨርስቲ አርማ ሎጎ ያለው ነው። በ1963 የሚል ጽሑፍ አለው። ከአባይ ጓዳ ጥበብ ሲቀዳ ይላል።

ምስሉ ላይ የምንመለከተው ገበሬ ነው ።በመስመር ሆነው የተተከሉ አትክልቶች ይታያሉ። እና ግብርና ነው ማለት ነው ።